በኢትዮጵያ ወንዶች ተነፋነፍ ሱሪ የኢትዮጵያውያን የሚገልጽ ጥሩ ባህል ያለው የባህላዊ ልብስ ነው ። እና ተነፋነፍ ሱሪን አሁን ብንጠቀመው መልካም ነው ? እርስዎ ተነፋነፍ ሱሪን ተጠቅመው ያውቃሉ ?

ከመሰረተ ልማቶች ውስጥ የመንገድ መሰረተ ልማት አንዱ ነው። ያው የመንገድ መሰረተ ልማት የከተማና የመንገድመሰረተ ልማት ብለን እንከፍለዋለን። ካሉት የመሰረት ልማቶች ደግሞ የመንገድ መሰረት ልማት ከተማ ላይ ነው በጣም እያደገ ያለው ወደ ገጠሩ ያለው ነሰረተ ልማት የማያድግበት ምክንያት ምን ይመስሎታል?

የስልክ አገልግሎት አንዱ የኤለክትሮኒክስ አገልግሎት ነው። እና ከስልክ አገልግሎት ውስጥ የእጅ የተች አገልግሎት እና የበተን ወይም ደግሞ ጠቅጠቅ የምንለው አገልግሎት አለ። ከሁለቱ አገልግሎቶች ጥራት ያለው እና ለአጠቃቀም ምቹ የሆነ የትኛው ነው?

ያው ከንግድ እና ግብይት ውስጥ የኦንላይን ንግድ እና ግብይት አንዱ ነው። የኦንላይን ንግድ እና ግብይት ያው ግዴታ ፊት ለፊት ያሉ ሰዎች በአካል መገናኘት የሌለባቸው ጀስት በስልክ የሚያልቅ ነገር ነው። እና ኢትዮጵያ ውስጥ የንግድ እና ግብይት መንገዱ በስልክ ወይም በኦንላይን እያደገ ይመስለወታል?